ለምሳሌ የበርበሬ ንግድ በበርበሬ ንግድ የሚታወቁ የተመረጡ ቦታዎች እነማን ናቸው ደግሞ በሆነ ወቅት የተገደበ ነው ወይንስ አመቱን ሙሉ አቅርቦቱ አለ ይህንን ንግድ ለማካሄድ?

ዘርግ ሳህን ወይም ትሪ የምንለው ዝርግ ሰሃን ከመደበኛ ቀን ይልቅ የምንጠቀመው በምን አይነት ወቅት ነው እና ደግሞ ከገጠርና ከከተማ ይልቅ በብዛት የሚጠቀሙበት የትኛው ሳሃን ነው?

ለምሳሌ የፍቅር ሙዚቃ ለማን ለማን ነው ሙዚቃ የሚዘፈኑ እና ስሜትን ከማነሳሳት ከመቀስቀስ አንጻርስ ምን ጥቅም አላቸው እንዲሁም ደግሞ ለምንድን ነው እንደዚህ አይነት ሙዚቃዎች ዘመን የማይሽራቸው የሆኑት?

ህንፃ ለምሳሌ ኮንዶሚኒየም ቤት ማየት እንችላለን የኮንዶሚኒየም ቤቶች ከመቶሃያ እስከ መቶሃምሳ ካሬ ላይ የሚያርፉ ናቸው። እነዚህ ቤቶች ደግሞ ባለአንድ ባለ ሁለት እንዲሁም ባለ ሶስት መኝታ ያላቸው ናቸው።

መጠጥ በእንግዝኛው አልኮል ከምንለው ውስጥ አንድኛው ዘመናዊ እና ባህላዊ መጠጦች የራሳቸው ጥቅም ከመጠን ካለፈ ጉዳት አላቸው ከጥቅሞቹ አንዱ ለባክቴሪያ ሆድ ውስጥ ካለ ባክቴሪያ ይጠቅማል ከመጠን ካለፈ ግን እስከ ካንሰር ድረስ ማድረስ እና የተለያዩ ችግሮች ይፈጥራል።

ለምሳሌ ኮምባይነር ምን ስራ ላይ ነው የሚጠቀሙት እና ደግሞ በዚህ ማሽን የሚሰሩ ሰዎች ይህንን ስራ በሚሰራበት ሰአት ያድርጉ የሚገባቸው መከላከያ መሳሪያ ወይም አለባበስ ምንድነው አለ ወይ?

ለምሳሌ በረዶማ አካባቢ በረዶ ክምል የሚታወቁ በበረዶ ክምል የሚታወቁ ሀገራት እናማናቸው? ለመኖሩ ተስማሚኙናቸው ወይሳይደለው እናም ምናይ የተመጋገብን ኖ እዚህ አካባቢ ላይ የሚኖሩ ሰዎች በብዛት የሚያዘወትሩት

በምሳሉ የተኳሉ ጊዜ አዋጅ ማስታወቂያ ይህ መስታወቂያ የሚወጣው ሀገር ምን አይነት ሁኔታ ውስጥ በምትሆንበት ሰዓት ነው? እናደግሞ አላማውስ ምንድን ነው? እናደግሞ ከሌሎቹ አንፃር ተፈፃሚ የመሆና አሙውስ እንዴት ነው?

በምሳሌ ዝጎራ ብዙ ከዝጎራ የተጻሐፉ ሁለቱ ተከታታይ መጽሀፍ እነማን ናቸው? መጽሐፉ ምንርሰት ጉዳይ ላይ ነው ብዛት የሚያጠነብጥነው ወይም የሚያተኮረው ለረዥም ዓመታት ተወዳጅነት ይዘው እንዲዘልቅ ያረገው ምክመያትስ ምንድነው?

ለምሳሌ ጤና ጤና ይህንን ስያሜ ለምን ተሰጠው ወይስ ምክንያቱም ነበር እና ሰዎችን ደግሞ ምን ምናቸው ሲያማቸው ነው የሚወስዱት ?

ለምሳሌ አቃቤክ ተጠሪነቱ ወይም የሚቆመ ለማን ነው እና ለተከሳሽ ነው ወይስ ለመንግሥት ሌላ ደግሞ ስራዎስ ከጠበቃ በምን ይለያል። የሚሰራው በመደበኛ ፍርድቤት ነው ወይስ በከፍተኛ ፍርድቤት?

ለምሳሌ ጎጆ ቤት ምንን ዓይነድ እንስሳዎች ናቸው የሚኖሩበት እና ደግሞ ይህንን ቤት ለመስራትስ የሚመርጡ አካባቢ ምናይት አካባቢ ነው እና ወንዱ ነው ወይ ሴቷ ኖ ጎጆ ቤቱን የሚሰጥር ናት፡፡

ለምሳሌ የትሸርት ፋሽን ይህን ላይ ምን አይነት ትሸርት ነው ወጣቱ እንደ ፋሽን የሚለብሰው? እናደግሞ ይህን ሰዎች ልብሱን የሚለብሶት እንደ አዋጅ ተገደው ነው ወይስ ማህበራዊ ተቀባይነት ስላገኘ ነው?